የልብስ ማጠቢያ ማሽን በሚግርም ሁኔታ አንድ ልብስ ፏ አድርጎ ሲያጥብ ሳይ በጣም ከሚግርሙኝ የማሽን ዓይነቶች ውስጥ 1ኛው የልብስ ማጠቢያ ማሽን ይህ ማሽን በጣም አስገራሚ ከሆኑ ማሽኖች ውስጥ አንደኛው የልብስ ማጠቢያ ማሽን ነው።

የአክሱም ስለ ህንፃ የአክሱም ስለ ህንፃ በጥንት ጊዜ ከተሰሩ ስለ ግንባታ በጣም አሪፍ በሚባሉ ት የሚባል ህጻናት ግንባታ አንደኛው የአክሱም ስለ ህጻናት በጣም አሪፍ

የጫማ ፋሽን በአሁኑ ሰአት በጣም የተለያዩ የጫማ ፋሽን እየመጡ ይገኛሉ። እነዚህም የተለያዩ ከፍታ ያላቸው ቡትስ ጫማዎች ፣የተለያዩ ሳይዝ ያላቸው ቡትስ የሚመስሉ ጫማዎችን ሳይ በጣም የሚገርመኝ የጫማ ፋሽኖች አሉ።

ብርሃን ምግብ ቤት ብርሃን ምግብ ቤት በጣም አሪፍ የሚባል ምግብ ቤት ሲሆን ይህ ምግብ ቤት ብዙ አይነት ምግብ ሚቀርብበት ምግብ ቤት ነው እና ብዙ ሰዎች ዚህ ምግብ ቤት እየሄዱ ምግብ ሲበሉ እና ሲጠቀሙ የምንመለከትበት ሁኔታ የብርሃን ምግብ ቤት ነው።

የእንቁላል ንግድ ከንግድ ሥርዓት ውስጥ አንደኛው ሰዎች ግን እንቁላል እንዴት እነግዳለሁ ተብሎ እስከመናቅ ደረጃ ደርሰው። የሚለምኑ ሰዎች አሉ። እነኚህን ሰው ሳይ ጽኑ እረ ድህነት ሲያንሰን ነው ድህነትስ ይበለን። ለኢትዮጵያ አስፈላጊ ነው ያስብለኛል።

የፍቅር እስከ መቃብር መፅሀፍ ከሚገርሙን የልብ ወለድ የፍቅር መጻፍቶች ውስጥ የመጽሐፍት የተማሪዎች ከሚባሉ የፍቅር መጽሀፎች ውስጥ አንዱ ነው ይህንን መጽሐፍ ጡት ብዙ ጊዜ የምንመለከትበት ሁኔታ አለ የፍቅር ታሪክ ለምንድነው የማያደምጡት?

አቮካዶ አቮካዶ 6 እንቁላሎችን ይታከል ተብሎ የሚታሰብ የአትክልት አይነት ስለሆነ ብዙዎች ይህንን ምግብ ጤናቸውን የሚመኙት የምግብ አይነት ነው ይህን የምግብ አይነት ብዙዎች ሲመገቡት እንመለከታለን በጣም አሪፍ ምግብ ነው።

የክርስትና ሃይማኖት ስርዓት መከተልን በጣም ደስ የሚል የሃይማኖት ስርዓት ነዉ

የአሳ እርባታ በጣና አካባቢ ወይም በሃይቅ አካባቢ ከሚሰሩ ስራዎች ውስጥ አንዱ ነው። ይህን ስራ ግን ብዙዎች ሲሰሩት አያለሁ ይህን ስራ ለምን ከዛ ከሚኖሩ ማህበረሰቦች ውጪ አይሰሩትም ብነ አስባለሁ።

የኢትዮጵያ ኦርቶዶክስ ተዋሕዶ ሀይማኖት ይህ የሀይማኖት ስርዓት በጣም አሪፍ ከሚባሉት የሀይማኖት ስርዓቶች ውስጥ አንደኛው ነው። ጥንትም ካሉት የሀይማኖት ስርዓቶች ውስጥ አንደኛው ነው። ብዙዎች ግን ይህንን የሀይማኖት ስርዓት እየተነሱ ሲሞግቱት፣ ይህንን የሀይማኖት ስርዓት እየተነሱ ሲተቹ ሳይ በጣም ይገርመኛል።

እአህል የንግድንግድ ይህ ስርአት ምንኛ አዋጅ ቢሆኑ የሁሉ ሰው ተሰግስጎበት ይሰራበት ያለው ምን ያህል በትንሽ ብር ቢጨመር ነው የሰሩ የሚችሉት ሁኔታ

ፊትን ማስጌጥ ወይንም የተለያዩ ሁነትን ማስጌጥ ከምላች ውስጥ ከነዚህ ማስኬጫ መንገዶች ውስጥ አንደኙ የሆነው የተለያዩ ነገሮችን በመጠቀም ፊታችን እና የተለያዩ ነገሮቻችን ጉብ እና ማራኬ እንደሆኑ የምናደርግበት ፊታችን የምናስኬጥበት መንገድ የፊትን ማስጌጥ ብለልን ልንገልጸው እንችላለን።

ሃይስክሪም በሱፐር ማርኬችን የሚሸጡ የሱፐር ማርኬት ሞቶች ውስጥ አንደኘውኑ ይምህርት በጣም አሪክ ምህርት ነው ስዎጪ ንምህርት ሲጠቀሙት መለከታለት የምህርትንመጠቀም ማይጫሉ ምንኛ ምናዓይነት ሰሆኑ እስከመባል ድረስ የምደርስበት ሁኔታ ለን

ቤትንትርያየቀለምና ይትልያቸው አረምጓሬ ንግሮችን በመጠጋብ ፊታችንን ውብ እና ማራኪ ሆኖንንይ ማድረግ የምንችልበት ሁኔታ እንዳለሳኝ ምንያል ድንቅትእምር ነው ብያእንዳንዲ የመለከታለውም ምድመምበታል፡፡

ሀባብ ከአትክልት እና ፍራ አፍር ይነቶች ጣሪፉ የሚባለ የአትክልት እና ፍራ ፍሬ አንደኛው አሀባብ ነው አሀባብ በጣም አሪፍ የአትክልት እና ፍራ አፍር ይነት ነው ይህ አትክልት እና ፍራ አፍር አይነት ብዙዎች የሚውዱት የአትክልት እና ፍራ ፍር ይነት ነው አሀባብን በልቱ የማያመሰግን ሰው የለም ።

የኦሮሚያ ክልል ባንድራ ኦሮማያ ክልልን ከሌሎች ትልሎች ለመለክት የሚጠቀም በትባንድራ ነው ይህ በንድራ በጣም አሪፍ ከሚባሉ ባንድሮች ውስጥ አንደኛሆኑ እና ይህን ባንድራ ብዙ ሰዎች ሲመለከቱት ወን በዚህ ባንድራ ሲታደሙበት እንመለከት ለን በጣም አሪፍ ባንድራ ነው።

ከማሕበረሰቦች ውስጥ የሚገርመ ማህበረሰብ የሁሉ ማህበረ ሰቦች ይህ ማሕበረሰብ ካለው ላይ አካፍለ ከሌለው ተበድሩ የሚሰጥ ማህበረ ሰውነ ይን ማህበረሰብ ዓለም አድነቅ የሚቻለው ምናይነት አንደበት ምናይነት ሰው ነው፡፡

የቅርጫት ኳስ በሚገርም ሁኔታ ረጃጅም ሰዎች የሚጫወቱት ጨዋታ ስለሆነ ብዙዎች ይህንን ጨዋታ ደፍሮ ለመጫወት የማይደፍሩት የጨዋት ዓይነት ነው ይህ የጨዋታ አይነት በጣም ደስ የሚል ጨዋታ ስለሆነ ብዙዎች ደግሞ ይህን ጨዋታ መጫወት ይፈልጋሉ ግን በጣም ቁመት የሚያስፈልገው ጨዋታ ስለሆነ ይታገዳሉ።

የቫርዳ ዩኒቨርስሲ ርማ ከቫህንዳ የቫርዳ ዩኒቨርሲቲ አርማ ከሌሎች ዩኒቨርስቲ አርማዎች ውስጥ በጣም አሪፍ እና ውድ የምንሎ አርማ ነው ይህ በጣም አሪፍ ከሚባሉ አርማዎች ውስጥ የሚመደብኑ እና ብዙ ሰዎች ስለዚህ አርማብብ የተለያዩ ነገሮች ሲናገር መዛማንክልበት ሁኔታ በጣም ሰፊ ነው